የቤት እና የቢሮ እቃዎች ከምንላቸው ዉስጥ አንዱ የሆነው ሸልፍ ሲሆን ይህም ከብረት ውይም ደግሞ ከጣዉላ የተሰራ ነው። ይህም አገልግሎቱ ለመጽሃፍት መደርደሪያነት እንጠቀመበታለን።

የጽፈት መሳሪያዎች ከምንላቸው ነገሮች ውስጥ አንዱ የሆነው ወረቀት ሲሆን ይህ ወረቀት የተለያዩ ጽሁፎችን ለመስራት እንጠቀምበታለን።

ኢትዮጵያ ውስጥ ብዙ የማህበረስብ ክፍሎች ይገኛሉ። ከነዚህም ዉስጥ አንዱ የሆነው የአፋር ማህበረሰብ ሲሆን ይህ ማህበርስብ የራሱ የሆነ፣ አመጋገብ፣ ቋንቋ፣ አለባበስ ፣ ስራአት አለው።

ሰዎች የተለያዩ ቦታዎችን ለማየት የተለያዩ ጉዞዎችን ያደርጋሉ ከነዚህም ውስጥ አንዱ ጢስ አባይ ፏፏቴ ለማየት የሚሄዱት ጉዞ።

ሰዎች የተለያዩ ቁሳቁሶችን ለመግዛት ወይም ለመገበያየት ወደ ንግድ ሱቆች ይሄዳሉ ። ለምሳሌ ፦ ሽንኩርት ለመግዛት ፣ ዘይት ፣ ዳቦ ፣ ስኳር ይገዛሉ ።

ኢትዮጵያ ውስጥ ብዙ አይነት ስፖርታዊ እንቅስቃሴዎች ይገኛሉ ፤ ከነዚህም ውስጥ እግር ኳስ ፥ ባስኬት ቦል፥ እንዲሁም ሩጫ ይገኛሉ።

ሰዎች መሰረታዊ አገልግሎቶችን ከሚያገኙባቸዉ ተቋማት ዉስጥ አንዱ የሆነዉ ቀበሌ ሲሆን ሰዎች ቀበሌ የሚሄዱት መታወቂያ ለማዉጣት፣ የልደት ካርድ ለማዉጣት እንዲሁም መታወቂያቸዉን ለማሳደስ ነዉ።

ሰዎች ለመዝናናት ከሚሄዱባቸው ቦታዎች ውስጥ አንዱ የሆነው ዋተር ፓርክ ሲሆን ይህ ዋተር ፓርክ የት አካባቢ ይገኛል?

በምስሉ ላይ የምናየው ቦታ በባህርዳር በጣና ሃይቅ ከሚገኙ ደሴትና ገዳማት አንዱና ዋነኛው ሲሆን በውስጡ ገዳማውያን፣ መስቀል፣ ቅርሶች የሚገኙበት እንዲሁም ከውጭ ሃገር እየመጡ ለጉብኝት የሚያገለግል ነው።

የግብርና ምርቶች መካከል ዉስጥ አንዱ የሆነው ጤፍ ሲሆን ሰዎች ይህንን ጤፍ እንጀራ አንድርገው የሚበሉት የግብርና ዉጤት ነው።

በቤታችን ከሚገኝ ማሽኖች ዉስጥ አንዱ የሆነው የ መፍጫ ማሽን ሲሆን ይህ ማሽ የተለያዩ ፍራፍሬዎችን ለመፍበጨት እንጠቀበታለን።

ኢትዮጵያ ውስጥ ብዙ ታዋቂ ሰዎች ይገኛል ። ከእነዚህም ውስጥ አንዱ የሆነው ድምፃዊው ቴዲ አፍሮ ሲሆን ይህ ድምፃዊ ብዙ ሙዚቃዎችን በመስራት ይታወቃል ።

ይህ በምስሉ ላይ የምናየው በቤታችን ውስጥ የሚገኝ ቁምሳጥን ሲሆን ከጣውላ የሚዘጋጅ ዘመናዊ የልብስ ማስቀመጫ ሳጥን ነው። በጣም ቆንጆ እና አሪፍ ነው።

ከአትክልትና ፍራፍሬዎች ውስጥ የሚመደበው በጣም ጣፋጩ ሲሆን ፤ ይህ በሰዎች ዘንድ ተወዳጅና እንዲሁም ለጤና ጥሩ ነው። ለጤና ከሚሰጡን ጥቅሞች ውስጥ ምን አይነት ጥቅም አለው?

ሰዎች ወደ ገበያ ሄደው የተለያዩ ግብይቶችን ያካሄዳሉ። ግብይት ሲያካሄዱ ገንዘብ ይለዋወጣሉ። ከሚገዟቸው ውስጥ ለምሳሌ ዘይት ይገኝበታል።

ይህ በምስሉ ላይ የምናየው የኢትዮጵያ የባህል ሙዚቃ መሳሪያ ሲሆን ከበሮ ይባላል፡፡ አዘገጃጀቱ ወይም አሰራሩ ከቆዳ ሲሆን የ ከብት ፣ የ እንሰሳት ቆዳ ማለት ነው የሱ ቆዳ በላይ እና ከታች ከውስጥ ተደርጎ ተለብዶ የሚሰራ ነው፡፡ ጥሩ የሙዚቃ መሳሪያ ነው።

የሱፐርማርኬት ምርቶች ከምንላቸው ውስጥ አንዱ የሆነው ሰንችፕስ ሲሆን፤ ይህ ሰንችፕስ ድንችን በመጠቀም ይዘጋጃል።

በአካባቢያችን ከምናገኛቸው አትክልትና ፍራፍሬዎች ውስጥ አንዱ የሆነው ማንጎ ሲሆን ፤ ይህ ማንጎ በጣም ጣፋጭና ለጤና ጥሩ ጥቅም ያለው ነው።

የሱፐር ማርኬት ምርቶች ከሚባሉት ዉስጥ አነዱ የሆነዉ ፓስታ ሲሆን ይህ ፓስታ ለምግብነት ከምንጠቀምባቸዉ ዉስጥ አንዱ ነዉ።

ወንዶች ለመተኛት ብለው የተለያዩ የፀጉር አቆራረጥ ዓይነቶችን ይከተላሉ። ለምሳሌ ከሊንከን የሚባለው ፀጉራቸውን በጣም አጭሩ የሚቆርጡት ነው።

በሀገራችን ካሉ ባንኮች ውስጥ አብዛኞቹ በቴሌቪዥንም ሆነ በሬድዮ የማስታወቂያ ስራ ያሰራሉ ። ከእነዚህ ማስታወቂያዎች ውስጥ ሁሌም የሚተማመኑበት ባንክ በሚል መርህ የሚተላለፈው ማስታወቂያ የየትኛው ባንክ ነው?

በቤት ውስጥ ከሚገኙ እንሥሣት ውስጥ አንዱ የሆኖ ውሻ ሲሆን ይህ ውሻ ሲሆን ቤታችን ከ ሌባ የሚጠብቀን የቤት ውስጥ እንስሳ ነው።

ኢትዮጵያ ውስጥ ከሚገኙ የምግብ አይነቶች ውስጥ አንዱ ክትፎ ሲሆን ይህ ክትፎ የሚዘጋጀውም ከቀይ ስጋ ሆኖ የተለያዩ ቅመሞች እና ቅቤ ተጨምሮበት ለምግብነት ይውላል።

የቤት እቃዎች ከምንላዎች ዉስጥ አንዱ የሆነው አልጋ ሲሆን ይህ አልጋ ሰዎች እንቅልፋቸውን ለመተኛት ይጠቀሙበታል። ይህም የሚሰራው ከብረት ወይም ደግሞ ከችፑድ ነው።

ሰዎች የቱሪዝም ቦታዎችን ለማየት ወደ ተለያዩ ቦታዎች ይሄዳሉ። ከነዚህ ቦታዎች ዉስጥ አንዱ የሆነው የጣና ገዳማት ይገኝበታል፡፤

ኢትዮጵያ ውስጥ ብዙ የማህበረሰብ ክፍሎች ይገኛሉ ከነዚህም ውስጥ አንዱ የሆነው የአገው ማህበረሰብ ሲሆን የሚገኙትም በአገው ምድር በአማራ ክልል ውስጥ ነው።

በምስሉ ላይ የምንመለከተው የጎመን ዘር ሲሆን በተለምዶ የጉራጌ ጎመን ተብሎ የጠራል። በብዛት የሚመረተው በጉራጌ የገጠር ክፍል ሲሆን በደቡብ ክልልና በከተሞች አካባቢም ይመረታል።

ከመኖሪያ ቤት ዓይነቶች ውስጥ አንዱ የሆነው ጭቃ ቤት ሲሆን፤ ይህ ጭቃ ቤትን ለመሥራት ሰዎች እንጨትን፣ ጭቃን፣ ቆርቆሮን እንዲሁም ሚስማርና ይጠቀማሉ።

ኢትዮጵያ ውስጥ ብዙ አይነት መልካምድር ያላቸው ቦታዎች ይገኛሉ። ለምሳሌ በጣም ተራራማ ቁጥቋጦዎች ያሉበት ቦታዎች ይገኛል። ከነዚህ ውስጥ አንዱ ራስ ዳሸን ነው።

በአካባቢያችን ውስጥ ከሚገኙ ምግብ ቤቶች ወይንም ቡና ቤቶች ውስጥ ወንበሮች፣ ጠረንቤዛዎች እንዲሁም ብርጭቆች ይገኛሉ።

ሰዎች ባህላቸውን ለማስታወቀ ሲሉ የተለያዩ የአለባበስ አይነቶችን ይከተላሉ። ለምሳሌ በጎንደር አካባቢ ሴቶች ነጭ ቀሚስ አድርገው ወገባቸውን ላይ መቀነት ያስራሉ።

ሰዎች ለመዋብ ብለው የተለያዩ የውበት መጠበቂያ መንገዶችን ይጠቀማሉ ከእነዚህም ውስጥ አንዱ የሆነው ሎሽን ሲሆን ይህ ሎሽን ቆዳቸው ሳይደርቅ እንደለሰለሰ እንዲቆይ ያደርጋል።

ሰዎች ትምህርት ለማግኘት ወደ ትምህርት ተቋማት ይሄዳሉ። ለምሳሌ:-ህፃናት ትምህርታቸውን ለመማር ትምህርት ቤት ይሄም የንግግር፤ የመጽሐፍ ክሂላቸውን ያዳብራሉ።

የቤት እና የቢሮ እቃዎች ከምንላቸው ዉስጥ የሚመደበው አንዱ ፍሪጅ ሲሆን ይህ ፍሪጅ የቤት እቃዎች ከሚባሉት ዉስጥ ይመደባል። ፍሪጅን የምንጠቀመው ዉሃን ለማቀዝቀዝ እንዱሁም ምግባችን እንዳይበላሽ ያደርግልናል።

ሰዎች የተለያዩ ጌጣጌጦችን ይጠቀማሉ ። ከጌጣጌጦች ውስጥ አንዱ የሆነው አልቦ የሚባለው ሲሆን በብዛት በገጠራማ አካባቢዎች ሴቶች ለማጌጥ ይጠቀሙበታል ።

ሰዎች አካባቢያቸውን በተለያየው ነገሮች ያስጌጣሉ ለምሳሌ አረንጓዴ የሆኑ ዛፎችን በመትከል፣ ቆሻሻዎችን በማጽዳት እንዲሁም የተለያዩ ነገሮችን በመጠቀም ያስውባሉ።

ኢትዮጵያ ውስጥ ብዙ የተለያዩ የፖለቲካ ፓርቲዎች አሉ። ከነዚህም ውስጥ ኢዜማ የሚባለው የፖለቲካ ፓርቲ ሲሆን መሪው ማን ተብሎ ይጠራል።

ኢትዮጵያ ውስጥ በብዛት ከሚዘወተሩ ምግቦች አንዱ የሆነው ሽሮ ወጥ ሲሆን፤ ይህ ሽሮ ወጥ በአብዛኛው ሰው ተወዳጅነት አለው። ሽሮ ከምን ከምን ልናዘጋጀው እንችላለን?

ኢትዮጵያ ውስጥ ብዙ የማህበረሰብ ክፍሎች ይገኛሉ። ለምሳሌ በአማራ ክልል ውስጥ በሰቆጣ አከባቢ የሚገኙ ማህበረሰቦች አሉ። እነዚህ ማህበረሰቦች የራሳቸው ቋንቋ ያላቸው ናቸው።

ሰዎች የተለያዩ ስራዎችን ለመስራት ልዩ ልዩ የሆኑ መሣሪያዎችን ይጠቀማሉ። ለምሳሌ እንጨትን ለመፍለጥ መጥረቢያ ይጠቀማሉ።

በሀገራችን የተለያዩ የማህበረሰብ ክፍሎች ይገኛሉ ። እነዚህም ውስጥ አንዱ የሆነው የራያ ማህበረሰብ ሲሆን ይህ ማህበረሰብ በአማራ ክልል ውስጥ ይገኛል ።

የቤት እቃዎች ከምንላቸው ውስጥ አንዱ የሆነው ጀበና ሲሆን ይህ ጀበና ከሸክላ የሚሠራ ጥቁር ቀለም ያለው ነው ።ይህ ጀበና ቡና ለማፍላት እንጠቀምበታለን።

ኢትዮጵያ የራሷ የሆነ ባንዴራና መለያ አላት ። ይህ ባንዲራ ቀለሙም አረንጓዴ ፣ ቢጫ ፣ ቀይ ሁኖ መሀል ላይ ሰማያዊ ኮከብ አለው ።

ሰዎች ያመረቷቸውን ምርቶች በተለያየ ዓይነት የማስታወቂያ ዘርፍ ሊያስተዋውቁ ይችላሉ። ለምሳሌ ጁስ ሊሆን ይችላል፤ ይህንን ጁስ ለማስተዋወቅ የተለያዩ ዘዴዎችን ይጠቀማሉ።

በቤታችን ውስጥ ከምናዘጋጃቸው መጠጦች ውስጥ አንዱ የሆነው ኪኔቶ ሲሆን ከገብስ ከብርቱካን እንዲሁም ከስኳር ይዘጋጃል።

ቤታችን ውስጥ ከሚገኙ የቤት እንስሳቶች ውስጥ አንዷ ዶሮ ስትሆን ዶሮ ለምግብነት ከሚውሉ እንስሳቶች ውስጥ አንዷ ናት። እንዲሁም ደግሞ እንቁላል በመጣል ትታወቃለች።

ኢትዮጵያ ውስጥ ብዙ መጽሐፍቶች ይገኛሉ። ከነዚህም ውስጥ የሆኑት ተማሪዎች ለመማርያነት የሚጠቀሙባቸው መጽሐፍቶች ናቸው። ለምሳሌ የሂሳብ፣ እንግሊዝኛ፣ የአካባቢ ሳይንስ መሐፍቶች ይገኙበታል።

ይህ በምስሉ ላይ የምናየዉ መሳሪያ ዘመናዊ የሙዚቃ መሳሪያዎች ዉስጥ አንዱ ሲሆን ፤ ስሙም ቫዮሊን ይባላል ፤ በታች ዘንጓን ይዘን ባሉት ገመዶች ላይ እየነካካን ድምጽ የምናወጣበት መሳሪያ ነው።

ሰወች ለማማር የተለያዩ ጌጣጌጦችን ይጠቀማሉ። ለምሳሌ አንገታቸው ላይ የተለያዩ የሐብል አይነቶችን ያደርጋሉ። እነዚህ ሀብሎች ከወርቅ፣ ከብር የተሰሩ ሊሆኑ ይችላሉ።

ብርቱካን ከ አትክልትና ፍራፍሬዎች ውስጥ የሚመደብ ሲሆን፤ በብዛት ሰዎች የሚጠቀሙት የፍራፍሬ አይነት ሲሆን ፤ለሰው ልጅ ምን ምን አይነት ጥቅሞችን ያስገኛል?

ሰዎች ከቦታ ቦታ ለመንቀሳቀስ የተለያዩ የመጓጓዣ አይነቶችን ይጠቀማሉ ።ከነዚህ ውስጥም አንዱ የሆነው ጀልባ ሲሆን ይህ ጀልባ ሰዎች ባህሮችን ለመሻገር ይጠቀሙበታል።

ሕፃናት ዕድሜያቸው ለትምህርት ሲደርስ ወደ ትምህርት ቤት ሔደው ትምህርት ይማራሉ። ከሚመሯቸው ትምህርቶች ውስጥ አንዱ የሆነው ፀባያቸውን የሚያስተካክሉበት የሥነ ምግባር ትምህርት ነው።

ሰዎች ከቦታ ቦታ ለመንቀሳቀስ የተለያዩ የመጓጓዣ አይነቶችን ይጠቀማሉ። እነዚህ ውስጥ አንዱ የሆነው አውሮፕላን ሲሆን በሰማይ በራሪ የሆነ ፈጣን የመጓጓዣ አይነት ነው።

ሰዎች የተለያዩ ነገሮችን ለመገበያየት ወደ ገቢያ ይሄዳሉ ። ገቢያ ሂደው ከሚገዟቸው እቃዎች ውስጥ ለምሳሌ ልብስ ጫማ ጌጣጌጥ እንዲሁም የምግብ ተዋፅኦዎች ይገኙበታል ።

ኢትዮጵያ ውስጥ ብዙ የክልል ከተሞች ይገኛሉ። እነሱም የራሳቸው የሆነ ባንዲራና መለያ ኣላቸው። ለምሳሌ የአማራ ክልል የራሱ የሆነ ባንዲራ አለው።

ኢትዮጵያ ውስጥ የተለያዩ የምግብ አይነቶች ይገኛሉ። ከነዚህም ውስጥ አንዱ የሆነው ሽሮ ሲሆን ይህ ሽሮ የሚዘጋጀውም ከአተር ክክ፣ ከሽንብራ ክክ ሊሆን ይችላል ።

ከላይ በምስሉ የምንመለከታቸው ሰዎች በኢትዮጲያ ስጥ ከሚገኙ የባህላዊ ጭፈራዎች አንዱ እና ዋነኛው የሆነውን በአማራ ክልል የሚገኘውን የእስክስታ አይነት እያሳዩ ነው የሚገኙት። እስክስታውም እንቅጥቅጥ ይባላል።

ማህበራዊ ሚዲያ ከሚባሉት ውስጥ አንዱ የሆነው ፌስቡክ ሲሆን ሰዎች መረጃ ለመለዋወጥ ለማግኘት ይጠቀሙበታል። የዚህ የፌስቡክ ዋና መስራች ማን ተብሎ ይጠራል?

በሀገራችን የተለያዩ መሐፍቶች ይጻፋሉ ከነዚህም ውስጥ ትምህርታዊ የሆኑ መጽሀፍቶች ይገኙበታል። ለምሳሌ:-ህፃናት የሚመሩባቸው መጻህፍቶች የእንግሊዘኛመጽሐፍ ፣የአማርኛ መጽሐፍ ፣የሂሳብ መጽሀፍ ወዘተ.... ይገኙበታል።

ኢትዮጵያ ውስጥ ብዙ አይነት ሃይማኖቶች አሉ። ከእነዚህም ውስጥ አንዱ የሆነው የኦርቶዶክስ ተዋህዶ ሃይማኖት ሲሆን ብዙ አማኞች አሉት፥ ብዙ ክብረ በአላቶችም በየቤተክርስቲያን እየሄዱ ያከብራሉ።

ሰዎች ባህላቸውን ለማስታወቅ ሲሉ የተለያዩ ያለባበስ ስርአቶችን ይከተላሉ ለምሳሌ በጎጃም ሀገር ወንዶች ቁምጣ ለብሰው ዱላ ይይዛሉ::

ኢትዮጵያ ውስጥ ብዙ ሃይማኖቶች ይገኛሉ። ከእነዚህም ውስጥ አንዱ የሆነው እስልምና ሃይማኖት ሲሆን ብዙ ተከታዮችም አሉት። በዚህ ሃይማኖት ውስጥ ሴቶች ቀሚስና ፀጉራቸውን ደግሞ በሂጃብ ይሸፍናሉ።

ከመጓጓዣና ተሽከርካሪዎች መካከል አንዱ የሆነው ባጃጅ ሲሆን ሰዎችን ከቦታ ቦታ ለመንቀሳቀስ ይረዳል። ሶስት እግር ጎማ አለው።

ሰዎች ቤታቸውን ለማሳመር ወይም ለማስጌጥ ሲፈልጉ የተለያዩ ነገሮችን ይጠቀማሉ ለምሳሌ ወለላቸውን ለማስጌጥ ቢፈልጉ ሴራሚ ያነጥፋሉ ይህ ሴራሚክ ለማንጠፍ ውሃ ሲሚንቶ እንዲሁም አሸዋን ይጠቀማል ::

በቤታችን ዉስጥ ከሚገኙ የቤት ዕቃዎች ዉስጥ አንዱ የሆነው ቁምሳጥን ሲሆን ልብሳችንን ጫማዎችንን እንዲሁም የተለያዩ ጌጣጌጦቻችንን ለማስቀመጥ እንጠቀምበታለን::

ኢትዮጵያ ውስጥ ብዙ የመዝናኛ ቦታዎች ይገኛሉ ለምሳሌ በአማራ ክልል ውስጥ የሚገኙ መዝናኛዎች የጣና ዳር መዝናኛ ይገኙበታል።

በኢትዮጵያ ውስጥ የሙዚቃ ሰዎች ሀሳባቸውን ወይም ስሜታቸውን ለመግለጽ የተለያዩ የሙዚቃ ስልቶችን ይጠቀማሉ ። ለምሳሌ የትዝታ ሙዚቃዎችን ይጠቀማሉ ።

ይህ በምስሉ ላይ የምናየው አርቲስት ሰማሃኝ በለዉ ይባላል ፤ በኢትዮጵያ የባህል ሙዚቃ በመጫወት በጣም ታዋቂ እና ተወዳጅ ነው እንዲሁም የሰርግ ሙዚቃወችን ይጫወታል። ከባህል ሙዚቃ ተጫወላቾሽ ዉስጥ ብንጠቅስ አንዱ ሰማሃኝ በለዉ ነው ፤ በጣም ታዋቂ ከሚባሉት ዉስጥ አንዱ ነው።

የግብርና ምርቶች ከምንላቸው ውስጥ አንዱ የሆነው ዳጉሳ ሲሆን ይህ ዳጉሳ ገበሬዎች ከሰኔ ጀምሮ ዘርተው በህዳር ያጭዱታል።

ኢትዮጵያ ውስጥ ብዙ የፖለቲካ ፓርቲዎች ይገኛሉ። ከእነዚህም ውስጥ አንዱ የሆነው አብን የሚባለው የፖለቲካ ፓርቲ ሲሆን ይህም ተቀማጭነቱ በአማራ ክልል ነው።

የቢሮ አቃወች ከሚባሉት ውስጥ አንዱ የሆነው ኮንምፒተር ሲሆን ይህ ኮምፒተር ሰወች ስራቸውን በፍጥነትና በጥራት ለመስራት ይጠቀሙበታል።

የጽህፈት መሳሪያወች ከምንላቸው ውስጥ አንዱ የሆነው እስክርቢቶ ሲሆን ሰዎች ሀሳባቸውን ወረቀት ላይ ለማስፈር የሚጽፉበት አንዱ የጽፈት መሳሪያ ነው።

የቤትና የቢሮ ዕቃዎች ውስጥ አንዱ የሆነው የመፅሐፍት መደርደሪያ ሸልፍ ሲሆን ይህ ሸልፍ የሚዘጋጀውም ከብረት ወይንም ደግሞ ከእንጨት ነው ።

በምስሉ ላይ የምንመለከተው መግዣ የ እሳት አደጋ መከላከያ መኪና ሲሆን እሳት አደጋ በደረሰ ጊዜ የምንገለገልበት መሳሪያ ሲሆን ፤ በውስጡ ውያ የያዘ ሲሆን ፤ እሳቱን ለማጥፋት ይጠቅመናል።

በቤታችን ውስጥ የተለያዩ ልዩ ልዩ መሣሪያዎች ይገኛሉ ከነዚህም ዉስጥ አንዱ መርቴሎ ሲሆን ይህ መርቴሎ እንጨትን በሚስማር ለማጥበቅ እንጠቀቅምበታለን

ሰዎች ከቦታ ቦታ ለመንቀሳቀስ የተለያዩ የመጓጓዣ ዘዴዎችን ይጠቀማሉ ከእነዚህም ውስጥ አንዱ መኪና ሲሆን ብዙ አይነት የመኪና አይነቶች ይገኛሉ። ለምሳሌ:-ሚኒባስ፣ ባስ፣ ሲኖትራክ ይገኛሉ።

ኢትዮጵያ ውስጥ በሙዚቃ በጣም ከሚታወቁ የሙዚቃ ሰዎች ውስጥ አንዱ የሆነው ቴዲ አፍሮ ሲሆን የመጀመሪያ የሙዚቃ አልበሙን በስንት ዓመተ ምህረት ስራ ?

ይህ በምስሉ ላይ የምናየው ሰውየ የተከበሩ ዶክተር ደሳለኝ ይባላሉ። የኢትዮጵያ የፓርላማ አባል ናቸው። የአማራ ክልልን ህዝብ ወክለው የቀረቡ አንዱ የአማራ ክልል እጩ ተወካይ አቶ ደሳለኝ ናቸው።

ከግብርና ምርቶች ውስጥ አንዱ የሆነው ጤፍ ሲሆን ሰወች ጤፍን በዘመናዊ መልኩም ሆነ በባህላዊ መልኩ ያመርታሉ።

ኢትዮጵያ ውስጥ ብዙ ታዋቂ ሰዎች ይገኛሉ ከነዚህም ውስጥ አንዱ የሆነው የሙዚቃ ሰው ቴዲ አፍሮ ሲሆን ይህ ሰው ብዙ የሙዚቃ ስራዎችን ለአድማጩ አድርሷል።

ከዱር እንስሳት ውስጥ አንዱ የሆኑ ጅብ ሲሆን ጅብ በጫካ ውስጥ የሚኖር ሲሆን በሰዎች ላይ ከባድ ጉዳት ያስከትላል።

ሰወች ውበታቸውን ለመጠበቅ ሲሉ የተለያዩ ነገሮችን ይጠቀማሉ። ለምሳሌ፦ የፀጉራቸውን ውበት ለመጠበቅ የተለያዩ ቅባቶችን ይጠቀማሉ።

በአካባቢያችን ውስጥ ከሚገኙ መሰረታዊ አገልግሎት ሰጭ ተቋማት ውስጥ አንዱ የሆነው ቀበሌ ሲሆን ሰወች መታወቂያ ለማውጣት እንድሁም ደግሞ ለማሳደስ ይሄዳሉ።

ሰዎች እርሳቸውን ለማስተዳደር የተለያዩ አይነት ስራዎችን ይሰራሉ። ከነዚህም ውስጥ አንዱ የሆነው የሽመና ስራ ሲሆን ይህም ልብሶችን በመስራት የተለያዩ የእደ ጥበብ ስራዎችን ይሰራሉ።

ሰዎች የተለያዩ የጫማ አይነቶችን ይጠቀማሉ። ከነዚህም ውስጥ አንዱ ነጠላ ጫማ ሲሆን ይህ ነጠላ ጫማ በሙቀት ሰአት ነው ወይስ በቀዝቃዛ ሰዓት የሚዘወትረው?

ከቤት እንስሳት ውስጥ የሚመደበው አንዱ የሆነው ውሻ ሲሆን ቤታችንን ከሌባ ለመከላከል ወይም ለመጠበቅ ይጠቅመናል::

ሰዎች ከሚያስፈልገዋቸው መሰረተ ልማቶች ውስጥ አንዱ የሆነው ሆስፒታል ሲሆን ይህ ሆስፒታል የግልና የመንግስት ሆስፒታል ተብሎ ይከፈላል።

በቴሌቪዥን ወይንም በሬድዮ ከምንሰማቸው የማስታወቂያ ስራዎች ውስጥ አንዱ ነው የ ሪል ስቴት ማስታወቂያ ሲሆን ለምሳሌ የአያት ሪል ስቴት ማስታወቂያ እንመለከታለን፡፡

በላይ በምስሉ ላይ የምንመለከታቸው ደሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አገልጋይ የሆኑት ቀሳውስቶች ናቸው። ያሬዳዊ ዜማ ወይንም ደሞ ወረብ እያቀረቡ ይገኛሉ።

በቤታችን ከሚገኙ የቤት እቃዎች ውስጥ አንዱ የሆነው ፍሪጅ ሲሆን ይህ ፍሪጅ ምግባችን እንዳይበላሽ እንዲሁም ደግሞ ውሃን ለማቀዝቀዝ እንጠቀምበታለን።

ሰዎች ወይንም ድርጅቶች ያመረቷቸውን እቃዎች ለመሸጥ የተለያዩ የማስታወቂያ ስራዎችን ይሰራሉ። ከነዚህም ዉስጥ አንዱ የካምቤቢ ማስታወቂያ ነው።

ሰዎች የተለያዩ እቃዎችን ለመግዛት ወደ ገበያ ይሄዳሉ ። ለምሳሌ ሽንኩርት ፣ ድንች ፣ ካሮት ፣ ቃሪያ ለመግዛት ይሄዳሉ ።

ኢትዮጵያ ዉስጥ ብዙ አይነት ስፖርታዊ እንቅስቃሴዎች ይካሄዳሉ። ከነዚህም ዉስጥ አንዱ የሆነው እግር ኳስ ሲሆን ይህ እግር ኳስ በሁለት ቡድኖች ይካሄዳል የአንደኛው ቡድን አስራ አንድ ሰዎች ይይዛል።

ኢትዮጵያ ውስጥ ብዙ ሃይማኖቶች ይገኛሉ ከነዚህም ውስጥ አንዱ የሆነው የኦርቶዶክስ ሃይማኖት ሲሆን በዚህ ሃይማኖት ውስጥ የሚገኙ ምዕመናን ቤተክርስቲያን በመሄድ ጸሎታቸውን ያደርሳሉ።

ሰዎች የተለያዩ ስራዎችን ለመስራት ልዩ ልዩ መሳሪያዎችን ይጠቀማሉ ከእነዚህም ውስጥ አንዱ የሆነው አካፋ ሲሆን ይህ አካፋ አፈርን ለመዛቅ፥ እንዲሁም ሲሚንቶን ለመዛቅ ይጠቅማል።

በሀገራችን የተለያዩ የስነህንጻ ውጤቶች ይገኛሉ ከነዚህም ውስጥ አንዱ የሆነው የላሊበላ ውቅር አብያተ ክርስቲያናት ሲሆን ይህ ላሊበላ የሚገኘው በአማራ ክልል ነው።

ከመሰረተ ልማቶች ውስጥ አንዱ የሆነው ስልስይ ሲሆን ለምሳሌ በባህርዳር ከተማ የሚገኘው ትልቁ የአባይ ድልድይ ሲሆን ጥራቱን ጠብቆ የተሰራ ነው።

ኢትዮጵያ ዉስጥ የአደባባይ በአላት ከሚባሉት ዉስጥ አንዱ የሆነው የጥምቀት በአል ሲሆን ይህ የጥምቀት በአል በኦርቶዶክስ ተዋህዶ አማኞች ዘንድ ይከበራል።

ሰዎች ቤትን ለመስራት ብዙ አይነት መሳሪያዎችን ይጠቀማሉ ከነዚህም ዉስጥ አንዱ የሆነው ብረት ሲሆን ይሀም ብረት ቤትን ቀጥ አድርጎ ለመያዝ ይጠቅማል።

ኢትዮጵያ ውስጥ ብዙ የህግ አስከባሪ አካላት አሉ። ከነዚህም ውስጥ ፖሊስ የሚባለው ህግ አስከባሪ ሲሆን ይህ ፖሊስ ህግን ለማስከበር ምን አይነት መሳሪያዎችን ይጠቀማል?

የአማራ ክልል ላይ መንግስት የራሱ የሆነ መለያ ወይም ባንዴራ ያለው ሲሆን ከሚጠቀማቸው ቀለሞች ውስጥ ቢጫና ቀይ ይገኙበታል።

ኢትዮጵያ ዉስጥ ብዙ ማህበረሰቦች ይገኛሉ። ከነዚህም ዉስጥ አንዱ የሆነው የአገው ማህበረሰብ ሲሆን የሚገኘውም በአማራ ክልል በአገው ምድር ነው።

መሰረታዊ አገልግሎቶች ከሚባሉት ውስጥ አንዱ የሆነው ሆስፒታል ሲሆን ይህ ሆስፒታል ብዙ የሰው ኃይሎችን ይይዛል ለምሳሌ ዶክተሮችን ፥ነርሶች፥ ፋርማሲቶችን ይይዛል።

በአካባቢያችን ከሚሸጡ መጠጦች ዉስጥ አንዱ የሆነው አረቄ ሲሆን፤ ይህ አረቄ የሚዘጋጀውም ከዳጉሳ ነው።

ኢትዮጵያ ውስጥ ብዙ የስራ አይነቶች ይገኛሉ። ከነዚህም ውስጥ አንዱ የሆነው ጠበቃ ሲሆን ይህ ጠበቃ በፍርድ ቤቶች የሚሰራ ነው።

ከላይ በምስሉ ላይ የምንመለከታቸው በኢትዮጵያ በገጠራማው ክፍል የሚኖሩ አርሶ አደሮችን እንዲሁም አርብቶ አደሮች ስበሰባ ላይ ያሉበት ምስል ይታያል።

የሱፐር ማርኬት ምርቶች ከሚባሉት ውስጥ አንዱ የሆነው ህጻናቶችን የሚወዱት ሰንችብስ ሲሆን የሚዘጋጀውም ከድንችና ከሚጥሚጣ ነው ።

በኢትዮጵያ ውስጥ ብዙ ከፍተኛ የትምህርት ተቋማት ይገኛሉ ከእነዚህም ውስጥ አንዱ የሆነው የባህር ዳር ዩኒቨርስቲ ሲሆን ፤ ይህ ዩኒቨርሲቲ ብዙ ተማሪዎችን እየስተማረ ይገኛል።

መሰረተ ልማት ከሚባሉት ዉስጥ አንዱ የሆነዉ ድልድይ ሲሆን ይህ ድልድይ ሰዎች ከአንደኛዉ ወንዝ ጫፍ ወደ እዚያኛዉ ወንዝ ጫፍ ለመሻገር የሚጠቀሙበት መንገድ ነዉ።

ኢትዮጵያ ዉስጥ ብዙ አይነት ኃይማኖቶች ይገኛሉ። ከእነዚህም ዉስጥ አንዱ የሆነዉ የእስልምና ኃይማኖት ሲሆን ይህ ኃይማኖት በብዙ ሺ የሚቆጠሩ ተከታዮችም አሉት።

ፋብሪካዎች ያመረቷቸውን ምርቶች ሰዎች እንዲገዛቸው በተለያዩ የማስታወቂያ ስራዎች ላይ ምርቶቻቸውን ያስተዋወቃሉ።

ኢትዮጵያ ውስጥ ብዙ መጽሀፍቶች ይገኛሉ። እናዚህም ልቦለዶች እንዲሁም ደግሞ ትምህርት አዘል የትምህርት መጽሃፍቶች ይገኙበታል።

ሰዎች የተለያዩ ጌጣጌጦችን ይጠቀማሉ። ለምሳሌ እጃቸው ላይ ሰዓቶችን እንዲሁም የእጅ ብራስሌቶችን ይጠቀማሉ።

በቤታችን ውስጥ ከሚገኙ የቤት እቃዎች የሚመደበው ቁም ሳጥን ሲሆን ይህ ቁም ሳጥን ልብሶቻችንን ጌጣጌጦቻችንን እንዲሁም ጫማዎቻችንን ለማሰቀመጥ ይጠቅመናል።

በሃገራችን ብዙ አይነት መጽሃፍቶች ተጽፈው ይገኛሉ ከነዚህም ዉስጥ አንዱ የሆነው መውጣት እና መግባት በሚል የተጻፈው መጽሃፍ ሲሆን ይህ መጽሃፍ በደራሲ በእውቀቱ ስዩም የተጻፈ ነው።

ከላይ በምስሉ ላይ የምንመለከተው የላሊበላ ውቅር አብያተ ክርስቲያን ሲሆን መገኛውም በኢትዮጵያ በአማራ ክልል በላሊበላ ከተማ ነው። የተሰራውም በድሮ አባቶቻችን ከአንድ ድንጋይ ፈልፍለው የሰሩት ቤተክርስቲያን ነው።

ይህ በምስሉ ላይ የምናየው ዘመናዊ የእቃ መደርደሪያ ሸልፍ ሲሆን በውስጡም በመስታወት እና በእንጨት የተሰራ ነው። በውስጡ ደግሞ የተለያዩ የቤት እቃዎችን ይዟል። ቤትን ለማስዋብ የምንጠቀምበት አንዱ እቃችንን የምናስቀምጥበት መሳሪያ ነው።

ከላይ የምንመለከተው ምስል ባህላዊ ቤታችንን በባህላዊ መልኩ ለማስጌጥ የምንጠቀምበት እቃ ሲሆን ስሙ ሰፌድ ይባላል። የተሰራውም ከነጭ ሰማያዊ ቀይ ቢጫ ጥቁር ከሆኑ ቀለማት ካላቸው ክሮች ነው።

ይህ በምስሉ ል የምናያቸው ልጆች የሚጫወቱት ጨዋታ በኢትዮጵያ ውስጥ ከሚገኙ የባህላዊ ጨዋታዎች ውስጥ አንዱ ሲሆን ገበጣ ይባላል። አጨዋወቱም ሁለቱ ባሉት ቀዳዳዎች ላይ ጠጠሮችን እየከተቱ ተራ በተራ የሚጫወቱት ጨዋታ ሲሆን አሁን ላይ እንደውም በባህላዊ ስፖርቶች በሀገር አቀፍ ደረጃ ውድድሮች ይካሄዱበታል።

በምስሉ ላይ የምናየው መሳሪያ የእርሻ መስሪያ ሲሆን ከእርሻ መሳሪያዎች ዉስጥ አንዱ ለማጭድ የሚያገለግል መሳሪያ ነው:: ዘመናዊ ግብርናን በዘመናዊ አገልግሎት ለማካሄድ የምንጠቀምበት መሳሪያ ስሆን ምርቶችም እንዳይባክኑ እንዲሁም የሰው ጉልበት እንዳይበዘበዝ ያደርጋል::

ሰዎች ከቦታ ቦታ በመንቀሳቀስ የተለያዩ የቱሪስት መስህብ የሆኑ ቦታዎችን ያያሉ፤ ከነዚህም ዉስጥ አንዱ የሆነው እንሳሮ የሚባለው ቦታ ሲሆን በየትኛው የሃገራችን ክፍል ይገኛል?

ሰዎች ከቦታ ቦታ ለመንቀሳቀስ የተለያዩ የመጓጓዣ አይቶችን ይጠቀማሉ ። እነዚህም ውስጥ አንዱ የሆነው ባጃጅ ሲሆን ባጃጅ ስንት ጎማ አላት ?

ይህ በምስሉ ላይ የምናየው የኢትዮጵያ ኦርቶዶክስ ተዋህዶ አማኝ የሆኑት ቀሳዉስት እና ዲያቆናት ያሬዳዊ ዝማሬ ወይንም ደግሞ ቤተክርስቲያናዊ ሽማረ እያቀረቡ ያሉበት ሂደት ነው::

በሀገራችን ማህበራዊ ሚዲያ ከሚባሉት ውስጥ አንዱ የሆነው ቲክቶክ የሚባለው ሲሆን ይህ ቲክቶክ ሰዎች ብዙ ይጠቀሙታል ከዚህ የሚያገኙት ጥቅም ምንድነው?

በኢትዮጵያ ውስጥ የአደባባይ በአላት ከሚባሉት ውስጥ አንዱ የሆነው የጥምቀት በአል ሲሆን ሰዎች ታቦታቶችን እያጀቡ ወደ ማደሪያቸው ያደርሳሉ። ይህ ስነስርዓት የየትኛው ሃይማኖት ስርዓት ነው?

ከላይ በምስሉ የምንመለከተው ለወንዝ መሸጋገሪያ የተሰራ ድልድይ ሲሆን ሰዎች ከአንደኛው ቦታ ከአንደኛው ጫፍ ወደዚህኛው ጫፍ የሚሸጋገሩበት ወንዙን የሚያቋርጡበት ቦታ ነው ማልት ነው።

ኢትዮጵያ ውስጥ እሩጫን ስናነሳ ፈር ቀዳጁ ወይም አንደኛ ተጠቃሹ የሚባለው በባዶ እግሩ እሮጦ አገሩን ያስጠራ ኢትዮጵያዊ አትሌት ማን ተብሎ ይጠራል?

በአካባቢያችን ከሚገኙ እጽዋት ውስጥ የሚመደብ ነው ለምሳሌ ሙዝ ሲሆን ይህ ሙዝ የጤናችን ብዙ አይነት ጥቅሞችን ይሰጠናል።

ሰዎች ከቦታ ቦታ ለመንቀሳቀስ የተለያዩ ቦታዎችን ያያሉ ይጎበኛሉ ከሚጎበኟቸው ቦታዎች ውስጥ አንዱ የሆነው የፋሲል ግንብ ሲሆን ይህ ፋሲል ግንብ የት አካባቢ ይገኛል?

በኢትዮጵያ ውስጥ ከሚገኙ የስራ ዘርፎች አንዱ የሆነው መምህርነት ሲሆን መምህርነት የትኛው ተቋም ውስጥ ይሰራል ?

ኢትዮጵያ ዉስጥ ብዙ ተፈጥሯዊ እና ከፍተኛ መልከአ ምድር ያለባቸው ቦታዎች ይገኛሉ። ከነዚህም ዉስጥ አንዱ ራስ ዳሸን ተራራ ሲሆን በየትኛው የሃገራችን ክፍል ይገኛል?

የቤት እቃዎች ውስጥ የሚመደበው አንዱ ብረት ድስት ሲሆን ይህ ብረት ድስት በአብዛኛው ሰዎች ቤት ውስጥ የሚገኝ ሲሆን ለምን ለምን አገልግሎት እንጠቀመዋለን?

ሰዎች አካባቢያቸውን በማፅዳትና ውብ በማድረግ ያስጌጣሉ እሱንም አካባቢያቸውን ለማስጌጥ ምን ምን ነገሮችን ይጠቀማሉ?

ይህ በምስሉ ላይ የምንመለከተው ከላይኛው ያለው ብረት ድስትና ማንኪያ ሲሆን ከስር ደግሞ እሳት የሚነድበት ምድጃ አለ። ኢትዮጵያ ውስጥ ምግብን ለማብሰል የምንጠቀማቸው መሳሪያዎች ናቸው። ብረት ድስት እና እንድሁም ምድጃው ማለት ነው።

በምስሉ ላይ የምናየዉ ቦታ ጎንደር ፋሲለደስ ሲሆን በኢትዮጵያ በቅርስ በዩኔስኮ ከተመዘገቡ ቅርሶች አንዱ እና ዋነኛዉ ሲሆን በአማራ ክልል በጎንደር ከተማ ይገኛል። ለአገሪቱ እንዲሁም ለክልሊቱም ጥሩ የተፈጥሮ መስህብ።